ይህ በምስሉ የምንመለከተው ከልዩ ልዩ መሳሪያዎች ውስጥ አንዱ የሆነው አካፋ ነው። ይህ ነገሮችን ለማንሳት በቀላሉ ከቦታ ወደ ቦታ ለማንቀሳቀስ የሚረዳን ቀላል የሆነ የመሳሪያ አይነት ነው።